ድንች በማምረት ወደ ከተማው ማህበረሰብ በመላክ ወይም ወደ ሸማቹ ማህበረሰብ በመላክ ትርፍ የምናገኝበት የግብርና ስራ አይነት ነው። ይህ የግብርና አይነትም በገበሬው ማህበረሰብ ይዘወተራል።

የሀገር መከላከያ ሰራዊት ቀንከሌት እንቅልፉን ሳይተኛ ለአገራችን ዘብ የቆመና ራሱን ደሙን አፍስሶ ለሃገራችን መስዋዕትነት በመክፈል ሰላም እያስከበረ የሚገኝና ለሃገራችን የቆመ ሃይል ነው።

ቆስጣን በጣም ተወዳጅና አብዛኛው ሰው ከሚመገባቸው የአትክልት አይነቶች ውስጥ አንዱ ነው ይህ የአትክልት አይነት ብዙ ሰው የሚመገበው እንዲሁም ከጓሮአችን ተክለን ልንመገበው የምንችለው ነው።

የኮንሶ ማህበረሰብ በኢትዮጵያ ውስጥ ከሚገኙ ማህበረሰቦች በጣም ታዋቂ እና ታዋቂ የሆነ ማህበረሰቦች ናቸው በስራቸው በሌሎች ስራቸውን የሚታወቁ በእርከን ስራቸው በአብዛኛው የሚታወቁ ናቸው።

ሰሜን ተራሮች ብሔራዊ ፓርክ በኢትዮጵያ በጣም ታዋቂ ከሆኑ የቱሪዝም ቦታዎች ውስጥ ምክንያት በጣም ሰፊና ብዙ ነገሮችን የያዘ ስለሆነ ነው

መርካቶ በኢትዮጵያም ሆነ በአፍሪካ ትልቁ የንግድ ቦታ ነው። ይህ የንግድ ቦታም ሰፊ እና ብዙ ነገሮችን በአንድ ላይ ልናገኝ የምንችለው የንግድ ቦታ ነው። በአፍሪካም ትልቁ የንግድ ቦታ ነው።

ትላልቅ እፀዋት ተፈላጊነታቸው በጣም ዉድ ሊሆኑ ይችላሉ ምክንያቱም ለጣዉላ ስራ ስለሚፈለጉ ትላለች ሊሆኑ ስለሚችሉ አቃቸው

የውበት መጠበቂያ ሳሎኖች ለውበት መጠበቂነት የሚያገለግሉን ቦታዎች ናቸው። ይኚህ ቦታዎችም ውበታችንን እንዲጠብቅና የራሳቸውን የሆነ ውበት አጉልቶ ለማውጣት የሚረዱን ቦታዎች ናቸው።

የቤትና የቢሮ እቃዎች ከእነዚህ ዕቃዎች ያገለግሉ የሚችሉ ናቸው ወንበር በቢሮም በቤትም ልንገለገለበት የመነችለው እቃው በጣም አስፈላጊ የሆነ የቤት የቢሮ ዕቃ ነው ያለሱ መስራት ስለማንችል።

የማስጌጥ ስራዎች በጣም ተወዳጅነትን የሚያተርፉ ስራዎች ናቸው። እነዚህ ስራዎችም ለህብረተሰቡ በቀላሉ የሚያጠቃልሉ እና በጣም ጠቃሚ የሆኑ ህብረተሰቡን የሚያስደስቱ ሰውን የሚያስደስቱ የስራ አይነቶች ናቸው።

ቁምሳጥን ለቤትም በቢሮም ውስጥ ከምንጠቀማቸው እቃዎች ውስጥ አንዱ ነው። ይህ እቃ በጣም ጠቃሚ እኛ እቃዎችን ሸክፎ ለመያዝ የሚጠቅመን በቤት ውስጥም ልብሶችን ባንድ ላይ ሰብስቦ ለመያዝ የሚጠቅመን መሳሪያ ነው።

በኢትዮጵያ ብዙ መሰረታዊ አገለግሎቶች አሉ። ከእነዚህ መካከል የእርዳታ ሥራዎች ከመሰረታዊ አገለግሎቶች ውስጥ የሚመደቡ ነገሮች ናቸው። እነዚህም ሰዎች በፈቃደኝነት ሌሎትን ሰዎች የሚረዱበት ሂደት ነው።

ዶሮ ከቤት እንስሳት አንዷ ናት። ይች እንስሳም እንቁላል በመጣል ቤት ላይ ብዙ አገልግሎት የምትጠቅመን የእንስሳት አይነት ናት። ዶሮም የራሷ አማካኝ የሆነ ዋጋ አላት። ዶሮዎችም በኢትዮጵያ በአብዛኛው ይገኛሉ።

በኢትዮጵያ በጣም ተወዳጅ ከሆኑ መጽሐፎች አንዱ ዓለመኖር የተሰኘ መጽሐፍ ነው። ይህ መጽሐፍም በወስጡ ብዙ ነገሮችን የያዝ እና በጣም ደስ የሚል የመጽሐፍ ትረካ ያለው በጣም ፍልስናንም ያካተተ መጽሐፍ።

የጉልበት ስራ በጣም አድካሚ የስራ አይነት ነው ይገኛል የሚቀበልንና እግራቸው የሰውነት ክፍሎቻችን በመጠቀም የምንሰራው ጉልበት ነው።

የዉሃ መሰረተ ለልማት በጣም አስፈላጊ የሆነ የመሰረተ ልማት አይነት ነው። ንፁህ የመጠጥ ውሃ እንዲቀርብልንም ጠንክረው መመስራት አለባቸው። ይህ የመሰረተ ልማትም ንፁህ ዉሃን ከምንጭ በመውሰድ በማጣራት የሚሰራ ነው።

ኢትዮጵያ ድንቅ ተፈጥሮ ካላቸው ሀገራት መካከል አንዷናት ይህ ድንቅ ተፈጥራሃም በአየር ነብረቷ ተስማሚ እንድትሆን አድርገታል ኢትዮጵያ በአየር ነብረቷ በጣም ተስማሚ ከሚባሉ ሀገራት ውስጥ አንዷና መጀመሪያው ላይ የምትገኝ ሀገር ናት።